ፖለቲካ፦ አለም አቀፍ ፖለቲካ ፦አለም አቀፍ ፖለቲካ ከሀገር አልፎ በዓለም ዙሪያ የሚካሄዱ የሰላም ፣የጸብ የተለያዩ ችግሮችን ለምፍታት የሚደረግ አለም አቀፋዊ የሆነ እንቅስቃሴ አለም አቀፍ ፖለቲካ ይባላል።

መዋቢያዎች ወይም የውበት መጠበቂያዎች ጥፍር ቀለም የተለያዩ አይነት የቀለም ዓይነት ያሉት ሴት እህቶቻችን በእጃቸው በጣቶቻቸው ላይ የሚቀቡት ነገር ጥፍር ቀለም ይባላል።

ዘመናዊ ትምህርት በመደበኛ መልኩ ተማሪዎችን ቤት አስገብቶ መምህር ቀጥሮ የማስተማር ስነ ስርዓት የዘመናዊ ትምህርት በመባል ይታወቃል።

ጉዞ ፣ቱሪዝምና ስደት። ስደት ህገወጥ ስደት ሰዎች በህገ ወጥ መልኩ ከአንድ አገር ወደ ሌላ ሀገር በባህር በበረሃ ላይ የሚጓዙት የጉዞ ሂደት ህገ ወጥ ስደት ይባላል።

ፓለቲካ ፦ ሀገር አቀፍ ፓለቲካ ፦ ሀገር አቀፍ ፓለቲካ በአንድ ሀገር ውስጥ ያሉ እንቅስቃሴዎችን ሰላም በማስከበር ፣ ሁኔታዎችን በማረጋጋት ።፣ ችግርን መፍትሄ በመፍታት የሚደረግ የፓለቲካ እንቅስቃሴ ነው ።

ትምህርት መሰረተ- ትምህርት፦ መሰረተ ትምህርት የሰው ልጆች በድሮ ጊዜ ተሰብስበው የሚያደርጉት የትምህርት አይነት እና ኋላቀር የነበር የትምህርት አይነት መሰረተ-ትምህርት ይባላል።

ፖለቲካ፦ ሀገር አቀፍ ፖለቲካ፦ በአንድ አገር ውስጥ የተለያዩ የሀገር ውስጥ ሁኔታዎች ለማረጋጋት፣ ሰላም ለማምጣት፣ ችግርን ለመፍታት የሚደረግ የፖለቲካ አይነት የሀገር ፖለቲካ ይባላል።

ልዩ ልዩ መሳሪያዎች አካፋ:- አካፋ ከልዩ ልዩ መሳሪያዎች መካከል አንዱ ሲሆን ፤ ቤት በምንሰራበት ጊዜ አቧራ ለመዛቅ ጭቃ ለመዛቅ የምንጠቀምበት ልዩ ልዩ መሣሪያ አካፋ ይባላል።

ቤት እና መኖሪያ ቤቶች ፦ ጎጆ ቤት ፦ ጎጆ ቤት በእንጨት እና ከላይ ደግሞ በሳር የሚሰራ በአብዛኛው የገጠሩ ክፍል የሚገኝ የቤት አሰራር ዘዴ ጎጆ ቤት በመባል ይታወቃል ።

መጓጓዣ እና ተሽከርካሪዎች፦ ጋሪ፦ ጋሪ ከተሸከርካሪወች መካከል አንዱ ሲሆን ፈረስ የሚባል እንሰሳ በመጠቀም ሰዎችን ከአንድ ቦታ ወደ ሌላ ቦታ የሚያሸጋግር የሚጓጓዣ አይነት ነው።

የቤት እና የቢሮ እቃዎች፦ መደርደሪያ መደርደሪያ በቤትም ሆነ በቢሮ የሚገኝ እቃ ሲሆን የትለያዩ መረጃዎችን የተለያዩ እቃዎችን ለመደርደር የምንጠቀምበት እቃ መደርደሪያ ይባላል።

ሙዚቃ ዘመናዊ ሙዚቃ:- ዘመናዊ ሙዚቃ ዘመናዊ የሚዚቃ መሳሪያዎችን ቫዮሊን፣ ጊታረሰ፣ ትሮምቤት የመሳሰሉትን በመጠቀም የሚተገበር የሙዚቃ አይነት ዘመናዊ ሙዚቃ ይባላል።

ንግድ እና ግብይት ። የሀገር ውጭ ንግድ ፡ የሀገር ውጭ ንግድ ከአንድ ሀገር ወደ ሌላ ሀገር ከሀገር ውስጥ በማስወጣት ከሌላ ሀገር በማስገባት የሚተገበር የንግድ እንቅስቃሴ የሀገር ውጭ ንግድ በመባል ይታወቃል ።

የቤትና የቢሮ እቃዎች ተሽከርካሪ ወንበር። ተሽከርካሪ ወንበር በቤትና በቢሮ የሚገኙ ሲሆን ሰዎች የሚቀመጡበትና ከቦታ ወደቦታ መንቀሳቀስ ሲፈልጉ ማንቀሳቀስ የሚችል የወንበር አይነት ተሽከርካሪ ወንበር ይባላል።

መሰረታዊ አገልግሎት ትምህርት ቤት ትምህርት ቤት ከመሰረታዊ አገልግሎት መካከል አንዱ ሲሆን ፤ የሰው ልጆችን ከኋላቀርነት የሚያሸጋግር የሰው ልጆችን ወደ ላቀ ደረጃ የሚያደርስ መሰረታዊ አገልግሎቶች ትምህርት ቤት ይባላል።

አርማ፤ የንግድ አርማ፦ የንግድ አርማ አንድን ንግድ ድርጂት ከሌላግኛው ንግድ ድርጂት የሚለይልን፣ የንግዱን አላማ የሚያስተዋውቅልን የአርማ አይነት የንግድ አርማ በመባል ይታወቃል።

ሙዚቃ፦ ዘመናዊ መዚቃ፦ ዘመናዊ መዚቃ የተለያዪ ዘመናዊ መዚቃ መሳሪያዎችን ለምሳሌ ቫዮሊን፣ ክራር፣ ትራምፔትን በመጠቀም የሚተገበር ዘመናዊ ሙዚቃ በመባል ይታወቃል።

ሃይማኖት እስልምና እስልምና ከ ሃይማኖቶች አንዱ ሲሆን፤ የመሐመድን አስተምህሮ ተከትሎ የሚመለክ የሃይማኖት ዓይነት ነው።

ግብርና አሳ እርባታ ከግብርና ተግባሮች መካከል አንዱ ሲሆን አሳን በማርባት አሳን ለምግብነት በመሸጥ እና የተለያዩ ተግባሮችን በባህር ላይ አሳን በማስገር የሚደረግ እንቅስቃሴ አሳ እርባት ይባላል።

ሥራ የቀን ስራ የሰው ልጅ ህይወቱን ለመምራት በየቀኑ የሚሰራው ከእጅ ወደ አፍ የሆነ የሥራ ዓይነት እና ጉልበቱን በመጠቀምም የሚከናወን ሥራ ነው። ይህ የቀን ሥራ ይባላል።

ፋሽን ተነፋነፍ ሱሪ: ተነፋነፍ ሱሪ በሀገራችን ባንድ ወቅት በዘመናዊነቱ በፋሽንነቱ የሚታወቅ የልብስ አለባበስ አይነት ነበረ:: ተነፋነፍ ሱሪ ከመሃል በኩል ከፍ ያለ የሱሪ አይነት ነው::

ቱሪስም እና ስደት:- ስደት ህገ ወጥ ስደት ሰዎች በህገ ወጥ መልኩ በበረሀ እንዲሁም በወንዝ በዉኃ ላይ ከሀገር የሚወጡበት ህገወጥ የሆነ ስነስርዓት ዉ።

ታዋቂ መሪ አባቶች ኃይሌ ገብረሥላሴ ሃይሌ ገብረስላሴ በሀገራችን የታወቀ የተከበረ በሯጮች እና የብዙ ሆቴሎች ባለ ሀብት ነው።

ንግድና ግብይት የባሪያ ንግድ በሀገራችን እንዲሁም በተለይም በአለም ላይ በብዛት ሲከወን የነበረ እና አሁን የቀረ መጥፎ ተግባር የባሪያ ንግድ በመባል ይታወቃል።

ሥነ ህንፃ እና ግንባታ የላሊበላ ውቅር አብያተ ክርስቲያን በውስጡ 12 ክፍሎችን የያዘ ኦርቶዶክስ ተዋህዶ የእምነት ቤትነት የሚያገለግል የሥነ ሕንፃ ግንባታ ቦታ ነው።

ጥበብ እና ባህል የሽመና ጥበብ:- በሀገራችን እጅግ የተለመደ እና ነባር የጥበብ አይነት ሲሆን የተለያዩ ባህላዊ አልባሳትን ጥበብ፣ ኩታ፣ ጋቢ በመስራት የሚታወቅ የስራ አይነት ነው።

ማስታወቂያ ፡-የስራ ማስታወቂያ አንድ ክፍት የስራ ማስታወቂያ ስራ ለሌላቸው ሰዎች መልዕክት የምናስተላላልፍበት የማስታወቂያ ዘዴ ነው ።በተለያየ የማስታወቂያ ሰሌዳዎች የሚገኝ የስራ ማስታወቂያ ይባላል።

ፋሽን፦ ሽፎን ፦ ሽፎን እጅግ ዘመናዊና የተዋበ የቀሚስ አሰራር ሲሆን በሀገራችን እንዲሁም በአለም ላይ በአብዛኛው እህቶቻችን የሚለብሱት የልብስ ፋሽን ነው ።

ዕጽዋት፦ ባህርዛፍ :-ባህርዛፍ ከዕጽዋት አይነቶች መካከል አንዱ ሲሆን የሀገራችን ሰፊውን የዕጽዋት ሽፋን የሚሸፍን የዕጽዋት አይነት ነው። ባህርዛፍ ቤት ለመስሪያ ፣ለማገዶነት እና ለተለያዩ ጥቅሞች የሚውል ዕጽዋት ነው።

የቤትና የቢሮ እቃዎች መደርደሪያ። መደርደሪያ በቤትና በቢሮ የሚገኝ እቃ ሲሆን የተለያዩ መረጃዎችን ፣የተለያዩ እቃዎችን ለመደርደር፣ ለመሰደር የምንጠቀምበት እቃ ነው።

መዋቢያዎች ወይም የውበት መጠበቂያ ፦ ቅባት ፦ ቅባት ከመዋቢዎች ወይም ከውበት መጠበቂያዎች አንዱ ሲሆን በተለያዩ የሰውነት ክፍሎቻችን በፀጉራችን ፣ በፊታችን ፣ በእጃችን ፣ በገላችን ላይ የምንጠቀመው መዋቢያ ወይም የውበት መጠበቂያ ቅባት በመባል ይታወቃል ።

ስፖርት እግር ኳስ፣ እግር ኳስ ከስፖርቶች አንዱ ሲሆን ሁለት ቡድኖች ተከፋፍለው አንድ ኳስ በመያዝ መሬት ለመሬት በመግፉት የሚያደርጉት የእንቅስቃሴ እስፖርት ይባላል።

ዜና የሬድዮ ዜና፣ የሬድዮ ዜና ዜናዎችን በሬድዮ መልኩ የምናቀርብበት የተለያዩ አዳዲስ መረጃዎችን ለህዝብ በሬድዮ ጣቢያ ስርጭት የምናቀርብበት የዜና አይነት የሬድዮ ዜና ይባላል።

መጽሐፍ መጽሄት እና ጋዜጣዎች ነጋሪት ጋዜጣ ነጋሪት ጋዜጣ በአገራችን ከድሮ ጀምሮ የነበረ የሀገራችን መረጃዎችን፣ የስራ ማስታወቂያዎችን ሲያወጣ የነበረ የጋዜጣ አይነት ነጋሪት ጋዜጣ ይባላል።

ስፖርት ሩጫ ሩጫ ከስፖርታዊ መካከል አንዱ ሲሆን ፤ በሀገራችን እጅግ ታዋቂና ተወዳጅ በሀገራችን ብዙ ክብርና ዝናን ያተረፈ የሩጫ ዓይነት ነው። ሰዎች በእርስ በርስ የሚቀዳደሙበት የስፖርት ዓይነት ነው።

የቤትና የዱር እንስሳ ቀበሮ ፡-ቀበሮ ከዱር እንስሳ ዓይነቶች መካከል አንዱ ሲሆን የተለያዩ አርብቶ አደሮችን በጎችን በመብላት የሚተዳደር በተንኰለኛነቱ የሚታወቅ የዱር እንስሳት ቀበሮ ይባላል።

ታዋቂ መሪ አባዎች፦ ቀነኒሳ በቀለ፦ ቀነኒሳ በቀለ በሀገራችን ታዋቂና የተከበረ በጣም ፈጣን የርቀት ሯጭ የነበረ ለሀገራችን ብዙ ወርቅን ያስገኘ ሯጭ ቀነኒሳ በቀለ ይባላል።

ማህበራዊ ሚዲያ አሚኮ አሚኮ ከማህበራዊ ሚዲያ አንዱ ሲሆን በአማራ ክልል ባህር ዳር የሚገኝ የአማራ ሚድያ ኮሚሽን የአማራ ሚዲያ ኮሚኒኬሽን ቢሮ አሚኮ በመባል ይታወቃል።

መጽሐፍ ፣መጽሄትና ጋዜጣዎች ፦ጋዜጣዎች አዲስ ዘመን ጋዜጣ ፦አዲስ ዘመን ጋዜጣ በሀገራችን ብዙ አድማጭ ያለው ሰው ብዙ በብዙሃኑ የሚደመጥ የሚነበብ የጋዜጣ አይነት ነው።

ግብርና ፦ ዶሮ እርባታ ፦ ዶሮ እርባታ ከግብርና ስራዎች መካከል አንዱ ሲሆን የሰው ልጅ ዶሮን በማርባት ለስጋ ምርት ፣ እንቁላል በማስጣል ፤ እንቁላሏን በመሸጥ የሚተዳደርበት የግብርና ስነስርዓት ዶሮ እርባታ ይባላል ።

እፅዋት ዋንዛ:-ዋንዛ ፍሬው የሚበላ የተለያዩ ወንበር፣ ጠረጴዛ፣ አልጋ የመሳሰሉት የእቤት እቃዎች ለመሠሪያ የሚያገለግለን የእፅዋት አይነት ዋዛ ይባላል።

ተፈጥሮና አካባቢ አዋሽ መልከ ቁንጥሬ አዋሽ መልከ ቁንጥሬ በሀገራችን ኢትዮጵያ በአዋሽ የሚገኝ ብሔራዊ ፓርክ ሲሆን የሚሉ እንስሳት አዋፍ ዝርዝሮች ያሉበት የተፈጥሮ ቦታ ነው።

ቡና ቤቶችና ምግብ ቤቶች፦ ኤደን ምግብ ቤት ፦ኤደን ምግብ ቤት በግሽአባይ ዩኒቨርስቲ አካባቢ የሚገኝ እጅግ ታዋቂና ብዙ ተጠቃሚ ያሉት የተለያዩ ምግቦች በመሠራት የሚታወቅ የምግብ ቤት ቦታ ነው።

ታዋቂ መሪ አባቶች አፄ ቴዎድሮስ፤ አፄ ቴዎድሮስ የኢትዮጵያን አንድነት ያበሰረ የኢትዮጵያን አንድነት ያረጋገጠ ታላቅና ነባር የሀገራችን መሪ አፄ ቴዎድሮስ በመባል ይታወቃሉ።

መሠረታዊ አገልግሎት ትምህርት ቤት ትምህርት ቤት ከመሠረታዊ አገልግሎት መካከል አንዱ ሲሆን የሰው ልጅን ካልተማረበት ወደ ተማረበት ደረጃ የሰው ልጅን ከኋላ ቀርነት ወደ ዘመናዊነት የሚያሸጋግርልን የመሠረታዊ አገልግሎት ትምህርት ቤት ይባላል።

ማህበራዊ ሚድያ ፋና ፋና በሀገራችን እጅግ ታዋቂ እና ተወዳጅነትን ያተረፈ የማህበራዊ ሚድያ አንዱ ሲሆን በሀገራችን በአብዛኛው ስፍራ ተደማጭነት እና ተወዳጅነት ያገኘ የማህበራዊ ሚድያ ነው።

ትምህርት፤ ዘመናዊ ትምህርት፦ ዘመናዊ ትምህርት መደበኛ በሆነ መልኩ ተማሪዎችን ትምህርት ቤት ውስጥ አስገብቶ፣ መምህር ቀጥሮ በዘመናዊ መልኩ የማስተማር ስርአት ዘመናዊ ትምህርት ይባላል።

ማሽኖች የቡና መፍጫ ማሽን ፡-የቡና መፍጫ ማሽን ቡናን በባህላዊ መልኩ ከመውቀጥ ይልቅ በማሽን በመጠቀም ቡናን የመንፈጭበት የአሰራር ማሽን ነው።

መጠጦች ጠላ ጠላ ከመጠጦች አይነት አንዱ ሲሆን፤ ከስንዴ፣ ከበቆሎ እና ከጌሾ የሚሰራ የመጠጥ ዓይነት በዓይነቱም ወይም በ ቀለሙ ጠቆር ያለ አስካሪ መጠጥ አይነት ጠላ በመባል ይታወቃል።

ጥበብና ባህል አሸንዳ፤ አሸንዳ በሀገራችን ኢትዮጵያ በተለይም በትግራይ ክልል ነቦር አካባቢ የሚከበር በሴቶች የሚከበር የባህላችን አይነት አሸንዳ በመባል ይታወቃል።

መጓጓዣ እና ተሽከርካሪዎች ባጃጅ ባጃጅ ለመጓጓዣነት የማያገለግለን ተሽከርካሪ ሲሆን፤ ባለ 3 ጎማ ወይም እግር የሆነ ለመጓጓዣነት የሚያገለግል በመጠኑ ትንሽ የሆነ ተሽከርካሪ ነው።

ኤሌክትሮኒክስ ሞባይል፤ ሞባይል ከኤሌክትሮኒክስ እቃዎች መካከል አንዱ ሲሆን ከቦታ ቦታ ለመደወል፣ በስልካችን የተለያዩ ቪዲዮዎችን፣ መዝናኛዎችን ለማየት መልዕክት ለመላላክ የሚያገለግለን የኤሌክትሮኒክስ እቃ ነው።

ጉዞ ቱሪዝምና ስደት፤ ቱሪዝም፦ ቱሪዝም በቱሪስቶች ሃገራችን ገብተው የተለያዩ ቦታወችን በመጎብኘት ለሃገራችን ኢኮኖሚ አስተዋጽኦ የሚያደርጉበት ስነስርዓት ቱሪዝም በመባል ይታወቃል።

ጥበብ እና ባህል የሆታ ጥበብ ።የሆታ ጥበብ በሀገራችን በተለያየ ክፍሎች በተለያየ ስፍራ የተለያዩ የሆያ ሆዬ ወይም የሆታ ጥበቦች አሉ። እነዚህ በሀገራችን በብዙ ስፍራ የሚከናወኑ ጥበቦች ናቸው።

ባህላዊ ህክምና፤ ወጌሻ፦ ወዜሻ ከባህላዊ ህክምና መካከል አንዱ ሲሆን የሰው ልጂ የተለያዩ የሰውነት ክፍሎች ሲሰበር በማሸት በመጠገን የሚደረግ የህክምና እርዳታ ወጌሻ ይባላል።

ጌጥጌጥ የጆሮ ጌጥ የጆሮ ጌጥ ከጌጣጌጥ መካከል አንዱ ሲሆን፤ በጆሯችን የምናደርገው ከወርቅ ፣ከብር ፣ከነሐስ፣ እንዲሁም ከተለያዩ አልሙኒየም ምርቶች የሚሰራ የጆሮ ጌጥ የጆሮ ጌጥ በመባል ይታወቃል።

የቤት ዕቃ የቢሮ እቃዎች ተሽከርካሪ ወንበር ተሽከርካሪ ወንበር በቤታችን ወይም በቢሯችን የምናገኘው ዕቃ መካከል አንዱ ሲሆን ከቦታው ወደቦታ ለመንቀሳቀስ ስንፈልግ በተቀመጥንበት ወንበር ላይ የምናደርገው እንቅስቃሴ ነው::

ጉዞና ቱሪዝም እና ስደት ።ቱሪዝም ።ቱሪዝም የተለያዩ ቱሪስቶች ከተለያየ አገር ወደ ኢትዮጵያ በመምጣት የተለያዩ የቱሪስት መዳረሻ ቦታዎችን በመጎብኘት ለሀገራችን ገቢ የሚያስገኙበት ሁኔታ ቱሪዝም በመባል ይታወቃል።

ስፖርት ዋና:- ዋና ከስፖርት መካከል አይነቶች አንዱ ሲሆን ሰዎች በውሀ ውስጥ በመወዳደር አንዱ አንዱን ለማሸነፍ በውሀ ውስጥ የሚያደርጉት ስፖርታዊ እንቅስቃሴ ዋና በመባል ይታወቃል።

ማህበረሰብና ቤተሰብ፦ የአገው ማህበረሰብ ፦ የአገው ማህበረሰብ በኢትዮጵያ በአማራ ክልል የሚገኝ የተለያዩ ባህል እና ጭፈራ ያላቸው በባህላዊ ጭፈራቸው የሚታወቁ ማህበረሰቦች የአገው ማህበረሰብ ይባላሉ።

ፀጉር አፍሮ ፀጉር፤ አፍሮ ፀጉር ከፀጉር ዓይነቶች መካከል አንዱ ሲሆን ወንድ ልጆች ጸጉራቸውን ከፍ ከፍ አድርገው የሚያበጥሩትና በጣም ተቆልሎ ያለ የፀጉር ቅርጽ አፍሮ ፀጉር ይባላል።

ጉዞ ቱሪዝም እና ስደት የባህር ላይ ጉዞ የባህር ላይ ጉዞ ሰዎች ከአንድ ቦታ ወደ ለላ ቦታ ለመንቀሳቀስ ሰዎች በባህር ላይ ታንኳ፣ መርከብ፣ ጀልባ በመጠቀም የሚያደርጉት እንቅስቃሴ የባር ላይ ጉዞ ይባላል።

ስራ የቀን ስራ የቀን የሰው ልጅ ከእለት ከእለት ህይወቱን ለማስተዳደር ከእጅ ወደ እፍ የሆነ የቀን ስራ ይባላል። የአብዛኛው የኢትዮጵያ ህዝብ የቀን ስራ በመስራት ይተዳደራል።

አትክልትና ፍራፍሬወች፤ ሎሚ፦ ሎሚ በአይነቱ በመጠኑም ትንሽ የሆነና የሆምጣጣ ጣእም ያለው አትክልትና ፍራፍሬ ነው ፤ለደም ማነስ ለደም ብዛት ብዙ ጊዜ የሚመከር አትክልትና ፍራፍሬ ነው።

ባንዲራ እና መለያየ ኢትዮጵያ ባንዲራ የኢትዮጵያ ባንዲራ በቀለሙ አረንጓዴና ቢጫ ቀይና በማህሉ የኮከብ አርማ ያለው አንድ ሀገር መለያየ የሆነ ባንዲራ ነው ::

ንግድ እና ግብይት የኦላይን ንግድ የኦላይን ንግድ ሰዎች ከቦታቸው ሳይንቀሳቀሱ ስልካቸውን ወይም ኮምፒተራቸውን በመጠቀም የሚያካሂዱት የንግድ እና የግብይት እንቅስቃሴ የኦንላይን ንግድ ይባላል::

አትክልትና ፍራፍሬዎች ፡-ሙዝ ከአትክልትና ፍራፍሬዎች መካከል አንዱ ሲሆን በቀለሙ ቢጫ፣ ተልጦ የሚበላ ፤ለሰውነታችን ሀይልና ሙቀት የሚሰጥ ፍራፍሬ ነው ።

ትምህርት፦ የኦንላይን ትምህርት፦ የኦንላይን ትምህርት ሰዎች በስልካቸው ወይም በኮምፒተራቸው ከቤታቸው ሆነው ትምህርት ቤት ድረስ መምጣት ሳይጠበቅባቸው ከመምራቸው ጋር በኦንላይን ተገናኝተው የሚማሩበት የትምህርት የኦንላይን ትምህርት ይባላል።

የቤት እና የዱር እንስሳ ዶሮ እንቁላል ጣይ የሆነች ብዙም ርቀት መብረር የማትችል በቤት ዉስጥ ለምዳ የምትኖር ለስጋም አገልግሎት የምትሰጥ የቤት እንስሳ ዶሮ በመባል ትታወቃለች::

ማስታወቂያ የጨረታ ማስታወቂያ የጨረታ ማስታወቂያ ከማስታወቂያ አይነቶች መካከል አንዱ ሲሆን የተለያዩ ነገሮችን ለሽያጭ ስናቀርብ ሰዎችን የምናወጣው የማስታወቂያ አይነት የጨረታ ማስታወቂያ ይባላል ::

ጌጣጌጥ የአንገት ሀብል የአንገት ሀብል ከጌጣጌጥ አይነቶች አንዱ ሲሆን ከወርቅ ከብር ለመሃስ ከተለያዩ አልሙንየሞች የሚሰራ በአንገት ላይ የሚደረግ የጌጣጌጥ አይነት ነው::

እፅዋት ጎመን ጎመን ከእፅዋት አይነቶች መካከል አንዱ ሲሆን በሀገራችን በአብዛኛው በጕሮ ተተክሎ የሚበቅል ለምግብነት የሚያገግል እፅዋት ጎመን ይባላል::

ፋሽን ። ቤሎ ሱሪ ፡ ቤሎ ሱሪ በሀገራችን በአንድ ወቅት ተለምዶ የነበረ በወንዶች እና በሴቶች ይዘወተር የነበረ ከእግሩ በኩል ሰፊ የሱሪ አይነት የሚለበስበት የፋሽን አይነት ቤሎ ሱሪ ይባላል ።

ንግድና ግብይት የሀገር ውስጥ ንግድ የሀገር ውስጥ ንግድ እና ግብይት በሀገር ውስጥ ከቦታ ቦታ በመንቀሳቀስ የተለያዩ ነገሮችን የሚነገድበት የንግድ ስነ-ስርዓት የሀገር ውስጥ ንግድ ይባላል።

እጽዋት ባህር ዛፍ ፡-ባህር ዛፍ የአገራችን ሰፊው ክፍል ሸፍኖ የሚገኝ የእጽዋት አይነት ሲሆን ለማገዶነት ለቤት መስሪያ የሚያገለግለን የእጽዋት አይነት ባህር ዛፍ በመባል ይታወቃል።

እዋት ጥድ፤ ጥድ ከእዋት አይነቶች መካከል አንዱ ሲሆን ለተለያዩ አገልግሎቶች ለጠረጴዛ፣ ወንበር። አልጋን ለመስራት የሚያገለግለን የእጽዋት አይነት ጥድ በመባል ይታወቃል።

ጉዞ ፣ቱሪዝምና ስደት ጉዞ የባህር ላይ ጉዞ የባህር ላይ ጉዞ አንድ ሰው ከቦታ ወደ ቦታ ሲንቀሳቀስ መርከብ፣ ጀልባ፣ ታንኳ እና ዋናን በምጠቀም ከአንድ ቦታ ወደላ ቦታ በባህር ላይ የሚያደርገው የጉዞ ስነስርአት ነው።

ፖለቲካ ።አለም አቀፍ ፖለቲካ ፡ አለም አቀፍ ፖለቲካ ከፖለቲካ አይነቶች መካከል አንዱ ሲሆን የሰው ልጅ ከሀገሩ አልፎ በአለም ዙሪያ የሚደረጉ የፖለቲካ እንቅስቃሴዎችን የሚከታተልበት አስተዋፅኦ የሚያደርግበት ፖለቲካ ነው ።

ማበረሰብና ቤተሰብ የአውራምባ ማህበረሰብ፤ የአውራምባ ማህበረሰብ በአገራችን በኢትዮጵያ ብሎ በአማራ ክልል የሚገኝ የሴቶችና የወንዶችን እኩልነት የሚያከብር የስራ አክባህሪ ህዝቦች መኖርያ ነው።

ግብርና የአሳ ርባታ ከግብርና ተግባሮች መካከል አንዱ ሲሆን ሰዎች አሳን በማስገር የአሳን ስጋ በመሸጥ የተለያዩ ምግብነት የሚጠቀሙበት የስራ አይነት ነው።

ኤሌክትሮኒክስ አምፖል አምፖል ከኤሌክትሮኒክስ እቃዎች መካከል አንዱ ሲሆን የሰው ልጅ ኩራዝ ሻማ እና የተለያዩ ነገሮችን ከመጠቀም ይልቅ በኤሌክትሪክ አምፖል እንዲጠቀም የሚያደርግልን ኤሌክትሮኒክ እቃ አፖል ይባላል።

ታሪክና መልክአምድር መቅደላ መቅደላ አምባ በሀገራችን ታሪክ የአጼ ቴዎድሮስ እራሱን ያጠፋበት ቦታ በመባል የሚታወቀው ታሪካዊ ቦታ ነው።

ጥበብና ባህል የሽመና ጥበብ የሽመና ጥበብ በሀገራችን የነበረ እና የቆየ የተለያዩ ጥበቦችን ጋቢ፣ ቦታዎችን በማምረት በሚታወቀው የሀገራችን የጥበብ ስራ ሽመና ጥበብ ይባላል።

መሰረታዊ አገልግሎት ጤና ጣቢያ ጤና ጣቢያ ከመሰረታዊ አገልግሎት መካከል አንዱ ሲሆን የሰው ልጅ ጤናዉን እንዲጠብቅ ከጉዳት ከችግር እንዳይጋለጥ የሚያደርግ መሰረታዊ አገልግሎት ጤና ጣቢያ ይባላል።

መጓጓዣ እና ተሽከርካሪዎች ፦ ባስ ፦ ባስ ከመጓጓዣ እና ከተሽከርካሪዎች መካከል አንዱ ሲሆን ብዛት ያላቸው ሰዎችን ከቦታ ቦታ ለማንቀሳቀስ የምንጠቀምበት የመጓጓዣ ተሽከርካሪ ነው ።

የቤትና የዱር እንሰሳት ፦ በግ ፦ በግ ከቤት እንስሳ መካከል አንዱ ሲሆን ለስጋነት የሚያገለግል የቤት እንስሳ ነው ። በግ የየዋህነትን ምሳሌ የሚያመስል የቤት እንስሳ በግ በመባል ይታወቃል ።

መዋቢያዎች ወይም የውበት መጠበቂያ ፦ ጥፍር ቀለም ፦ ጥፍር ቀለም ከመዋቢያ ወይም ከውበት መጠበቂያ እቃዎች ውስጥ አንዱ ሲሆን ሀገራችን ሴቶች ጥፍራቸውን በተለያየ የቀለም አይነት በመቀባት ሰውነታቸውን የሚያስውቡበት ወይም የሚያስጌጡበት አይነት ነው ።

ቤት እና መኖሪያ ቤት ጎጆ ቤት ጎጆ ቤት ከሳር የሚሰራ በሀገራችን በአብዛኛው በገጠሩ ስፍራ እንደመኖሪያ ቤትነት የሚያገለግል የቤት አይነት ጎጆ ቤት ይባላል።

ሃይማኖት ኦርቶዶክስ ተዋህዶ ኦርቶዶክስ ተዋህዶ በእየሱስ ክርስቶስ አስተምሮት የተጀመረ የሃይማኖት አይነት ሲሆን ሰዎቹ ክርስቲያን በመባል ይታወቃሉ።

ጫማዎች ነጠላ ጫማ:- ነጠላ ጫማ ከጫማ አይነቶች መካከል አንዱ ሲሆን ሽፉን ያልሆነ ክፍተት ያለዉ የጫማ አይነት አየርን የሚያስገባ ጫማ ነጠላ ጫማ ይባላል።

ምግብ፦ ድንች ወጥ ፦ ድንች ወጥ ከምግብ አይነቶች መካከል አንዱ ሲሆን ድንችን በመጠቀም ከሽንኩርት ፣ከቲማቲም ጋር የሚሠራ ጣፋጭ የምግብ ዓይነት ድንች ወጥ ይባላል ።

ጫማዎች በረባሶ በረባሶ ጫማ በሀገራችን በብዛት በድሮ ጊዜ ይለበስ የነበረ ጠንካራ እንደ ሸርኪ ነበረ የጫማ አይነት በረባሶ ጫማ ይባላል።

ህግ አስከባሪ ህግ አስከባሪ ፖሊስ የአንድን ሀገር እና ሰፈር ህግን በማስከበር የሚታወቅ ለሀገር ሰላም መረጋጋት የሚሰጥ የመንግስት የህግ አስከባሪ አካል ፖሊስ በመባል ይታወቃል።

መሰረተ ልማት መንገድ፦ መንገድ ለመሰረተ ልማት መካከል አንዱ ሲሆን የሰው ልጅ ከቦታ ቦታ ሲንቀሳቀስ የሚያስፈልገው ዋናው መሰረተ ልማት አንዱ መንገድ ነው። ይህ መሰረተ ልማት መንገድ ይባላል።

ጥበብ እና ባህል፦ የኢሬቻ ባህል የኢሬቻ ባህል በሃገራችን ኢትዮጵያ በተለይም በኦሮሚያ ክልል የሚገኝ የባህል አከባበር ሲሆን ህዝቦች በወንዝ ዳር በመሄድ ባህላቸውን የሚያከብሩበት የአከባበር አይነት የኢሬቻ ባህል ይባላል።

መሰረታዊ አገልግሎት ጤና ጣቢያ ጤና ጣቢያ ከመሰረተ አገልግሎት መካከል አንዱ ሲሆን የሰው ልጆች አጋጣሚ ህመም ሲያጋጥማቸው፣ ሲወልዱ፣ ሲታመሙ የተለያዩ ጉዳት ሲያጋጥማቸው የሚታከሙበት መሰረታዊ የአገልግሎት ጤና ጣቢያ ይባላል።

ጫማዎች ቆዳ ጫማ ቆዳ ጫማ ከጫማ አይነቶች መካከል አንዱ ሲሆን በአብዛኛው ጊዜ ለሱፍ ልብስ አላባሽ የሆነ ሰዎች ለሰርግ እና ለተለያዩ በአላት የሚለብሱት ጫማዎች ቆዳ ጫማ በመባል ይታወቃል።

ልዩ ልዩ መሣሪያዎች ልዩ ጮለቅ ልዩ መሣሪያዎች ውስጥ አንዱ ሲሆን የሰው ልጅ ቤት ሲሰራ መሬት ሲቆርፍር የተለያዩ ተግባሮችን ሲያከናውን መሬት ለመቆፈርያነት የሚያገለግል መሳሪያ ጮለቅ ይባላል

መጠጦች አረቄ አረቄ ከበቆሎ ከጌሾ የሚሠራ የውሃ ዓይነት ከለር ያለው መጠጥ ነው።

ማህበረሰብና ቤተሰብ የአውራምባ ማህበረሰብ፦ የአውራምባ ማህበረሰብ በኢትዮጵያ በአማራ ክልል በጎንደር አካባቢ የሚገኝ ፤ የሴቶችንና የወንዶችን መብት እና እኩልነት ያስከበረ የአውራምባ ማህበረሰብ ይባላል።

ቡና ቤቶች እና ምግብ ቤቶች የሺ ቡና ቤት በባህር ዳር የሚገኝ የተለያዩ ጣእም ያላቸው የቡና አይነቶችን ለህብረተሰቡ በማቅረብ የሚታወቅ ተወዳጅ ቡና ቤት የሺ ቡና ቤት ይባላል።

ጫማዎች፦ በረባሶ ጫማ ፦ በረባሶ ጫማ በሀገራችን በጥንት ጊዜ ይለበስ የነበረ በዓይነቱ በጣም ጠንካራ እና የመሬትን ጥንካሬ የሚቆጣጠር የጫማ አይነት በርባሶ ጫማ ይባላል ።